ንግድ የምንለው ነገር ገንዘብ ለምሳሌ በመቶ ብር ያመጣነውን ዕቃ በመቶ ሃምሳ ብር ብንሸጥ ያንን ዕቃ ነገድን ይባላል:: መጥተው የሚገዙን ሰዎች ደግሞ ይገበያያሉ ኡአ ግብይት ይባላል :: ይሄንን ይመስላል::

የቤት እቃ የምንላቸው እነ ብፌ ፣ እነ ወንበር የሚበላበት ሳህን ፣ ሲኒ፣ ድስት አልጋ፣ ቦርሳ የመሳስሉት ናቸው።

ትምህርት የሚባለው ነገር በሁለት መሰረታዊ ነገሮች ይከፈላል የመጀመሪያው ጊዜና ቦታ ተሰጥቶት የምንማረው ትምህርት ፤ ትምህርት ቤት ላይ የምናገኘው ትምህርት ሲሆን ፡ ሁለተኛው ደግሞ ህይወት የምታስተምረን ትምህርት ነው። ትምህርት ይህን ይመስላል።

ማህበረሰብ የምንለው በአንድ አካባቢ ላይ የሚኖሩ የሰዎች ስብስብ ማህበረሰብ ሲባል ቤተሰብ ደግሞ አንድ ቤት ውስጥ የሚኖሩ ሰዎች ለምሳሌ አባት፣ እናት፣ እህት፣ ወንድም፣ አክስት፣ ልጅ የመሳሰሉት ቤተሰብ ይባላሉ።

ማስጌጥ የምንለው የሆነን ነገር ማሳመር ወይንም ማስዋብ ማለት ነው። ለምሳሌ አንድን ቤት ማሳመር ወይንም ማስጌጥ ይቻላል ብንል ቤት ውስጥ ያሉ ነገሮችን ጠርገን ፅድት አድርገን ፏ ስናደርግ ምን ሆነ ማለት ነው ጌጥ ተጌጠ ወይንም ማስጌጥ የምንለውን ያካትታል።